ይህ የትምህርት ተቋም የህፃናትን የተፈጥሮ የፈጠረና ችሎታ ለመቀስቀስ እና ለማዳበር የተነደፉ ነው። እንደቀለም መቀባት፣ ከሸክላ መስራት፣ ሙጫ መጠቀም እና መቁረጥ ያሉ ተግባራት የእጅ እና የአይን የቅንጅትን ያዳብራሉ። አስተማሪዎች ልጆች ሳይፈሩና ሳይገደቡ ሃሳባቸውን እንዲገልፁ ያበረታታሉ።

አፓርታማ ሆቴሎች ደረጅም ጊዜ ለሚቆዩ እንግዶች ልክ እንደራሳቸው ቤት ሆነው ልዩ አማራጮች ናቸው እነዚህ ክፍሎች ውስጥ የምግብ ማስታወ ቂያዎች የሚገኝ እንግዶች ምግብ እንደገለ ይችላል።

በተለይ የባንክ አገልግሎት ሰዎች እና እርቀው በሚገኘው ቃል የሚለው ዜጎች የፋይናንስ አገልግሎት በቀላሉ እንዲያገኙ ትልቅ እድል ይፈጥራሉ ገንዘብ ማስቀመጥ ማውጣት ማስተላለፍና ክፍያ እንችላለን።

የመሠረት ክህሎት ግንባታ በመስጠት በአንደበት የመግለጽ የሰሙትን የመረዳትና ሀሳብን በጽሁፎ የማስፈር ክህሎት ላይ ትኩረት ያደርጋል የሒሳብ ትምህርት ደግሞ የቁጥር ግንዛቤን ቀላል ስሌቶችና የችግር አፈታት ዘዴዎችን ያስተምራል እነዚህን መሠረታዊ ክህሎቶች ተማሪዎች በለተለት ህይወታቸው ውስጥ ለመሆን ያስችላቸዋል።

የትምህርት መገልገያዎች ለተማሪና ላስተማሪው የሙያ መገልገያ እና ክህሎት መስጫ መገልገያዎችን ያጠቃልላል የኮምፒውተር መገልገያዎች መምህራን እራሳቸውን እንዲያሻሽሉ ያግዛቸዋል።

የመጀመሪያ ደረጃ ትምህር በማንኛው ግለሰብ ውስጥ የትምህርቱ ጉዞ ውስጥ ወሳኝ የህነ መሰረት ጥላ ተማሪዎች ማንበብ መጻሐፍ እና የየሻ መሰረ ሳሳቦች የመገኝበት ወሳኝ መዕራፍም ነው ይህ ደረጃ ናት ወደ ይፍት ለሚማሯቸው ይበልጥ ውስብ ስብ ትምህርቶች የሚያስፈልጋችው የአምሮው ብቃት የማንበብ እና የምህርዳት ክሎት የሚገነቡበት ነው።

ማየት ለተሳናቸው ወይም በከፊል ማየት ለማይችሉ ተብሎ የተከፈቱ ናቸው እነዚህ ትምህርት ቤቶች በብሬል የተዘጋጀ መፅሐፍ ፣የድምፅ ማጉያዎችን እና ሌሎች ቴክኖሎጂዎችንም ይጠቀማሉ። የመማሪያ ክፍሎች ተማሪዎች በአካባቢው በቀላሉ እንዲንቀሳቀሱ እና ደህንነታቸው ታስቦ የተዘጋጀ ነው።

ጥሬ ገንዘብ ምንም ዓይነት የለውጥ ሃይል ወይንም ግኝት የሚያስፈልገው የክፍያ ዘዴ ነው። ስለዚህ የበቴክኖሎጂ መቆጣጠር ወይም በሥራ ብልሽ ወቅት እንኳን የንድግ እንቅስቃሴን ለማስቀጠል ወሳኝ ሚና ይጫወታል። የበዓሉን በተለይም በድንገተኛ አደጋዎች መሠረተ ልማት በሌለባቸው አካባቢዎች እጅግ ጠቃሚ ያደርገዋል።

ዘመናዊ ትምህርት ርዓቶች ተመራቂዎቻቸው በአለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል ና ከዓለም አቀፍ ገበያ ፍላጐቶች ጋር የሚደረጋል እኛ ተበራቂዎች የትም ብሄዱ በቀላሉ ስራ እንዳይገኙ

ለማስተማር በሚውልበት ወቅት ረቂቅ ሀሳቦችን በምስል መግለጽ ትልቅ ጠቀሜታ አለው። በግድግዳ የሚሰቀሉ ካርታዎች ገበታዎች መግለጫዎች እና ፖስተሮች የትምህርት መግቢያዎች ናቸው እነዚህን ተማሪዎች የተማሩት ነገር በአይናችን በማየት በቀላሉና በአጭር ጊዜ እንዲረዱ የግዛቸዋል።

በብዙ አገሮች በተለይም በአፍሪካ የሞባይል ስልክ ክፍያዎች መጥቷል ስልካቸው ገንዘብ ማስታወት ለመቀበል ይችላሉ እየተደራሽነት የገንዘብ አገልግሎቶችን ወደ ገጠር ማዕከላዊ ለማስተካከት እና ይጫወታል

ጥሬ ገንዘብ ከአንድ እጅ ወደ ሌላ እጅ በመዘዋወሩ ምክንያት ባክቴሪያ እና ጀርም ተሸካሚ መሆን እድሉ ሰፊ ነው የጤና አደጋ የሚያስከትል በመሆኑ የዓለም የጤና ድርጅት ተደጋጋሚ አስጠንቀቂያ ሰጥቶበታል ዲጂታል ክፍያዎች የሚያስከትሉት ስጋት አንፃር የጥሪ ገንዘብ ንጽህና ትልቅ ጉዳይ ነው።

ብቃት ያላቸውና የሰለጠኑ ዜጎችን በማፍራት ረገድ የሁለተኛ ደረጃ ትምህርት ቤት ትልቅ ቦታ ይዛለች የትምህርት ቤት የሀገሪቱን የሰው ኃይል ጥራት ከፍ በማድረግ በኢኮኖሚያዊ ማህበራዊና ልማት ላይ ንቁ ተሳትፎ የሚያደርጉ ዜጎችን ለማፍራት ያግዛል።

የዩኒቨርስ ትምህርት ተማሪዎች ለውቀት ያላቸው ፍላጎት እንዲያሳድጉ እና የእድሜልክ መማርን እንደባህን እንዲያደርጉ ይረዳል በትምህርቱ ወቅት በአራሳቸው ጊዜ መማርን መረጃን መፈላጊን እና አራሳቸው ማብጋት የለምዳሉ ይህም ከትምህርት በኋላ በሙያቸው ዘርፍ የመጡለውጦች በመቋቋም እና ሁል ጊዜ አዲስ ነገር ለመማር ያዘጋጃቸዋል፡፡

ዲጅታል ክ ፍያመድረጎች መጠካም ለንት ድርጅቶች እና ለግሎ ሰቦች የግብይት ወጪን ለመከነት ይሌዳል የባንክ ፍያዎችን የህትመት ወጪዎችን እና የገንዘብ አጓጓወጃወቸዎችን ይከንሳል በተቸማሪም ገንዘብ በአካል የማስተናገድ ጋር በተያዚ ያስርረር እና የደህነት ወጪዎችን ይከንሳው

የአቻ ለአቻ የትምህርት የማስተማር ዘዴ አንድ ተማሪ ወይም የተማሪወች ቡድን የተማሪወችን የተማሪዉን እዉቀት ለተማሪወች የሚያስተላልፍበት ነዉ። ይህ ዘዴ የሚያስተምረዉን የትምህርቱን ይዘት በጥልቅ እንዲረዳና የአቀባበሉን ክህሎቱን እንዲሸሻል ይረደዋል ለሚማሩ ተማሪወች ደግሞ በእኩዮቻቸዉ አማካኝነት ለመረዳት ቀላል እና ምች ሁኔታ ይፈጥራል።

ምንም እንኳ እክል ባይሆንም ልዩ ትምህርት ቤቶች እጅግ ከፍተኛ የማሰብችነትኛ ልዩ ተሰቶ ላላችሁ ተማሪዎች ይቋቋማሉ እነዚህ ተቋማት የተለመደ የትምህርት ሥርዓት ሊያረካቸው የማችለውን ጥልቅ እና ውስብስብ የመማርፈላጎታቸው ለማሟላት ያለሙ ናቸው

በባንክ አስራር ውስጥ አንድ ባላዎች ባለው የአክሲዩን ብዛት ልክ የድምትን እናውሳን የሰብስነት አቅሙ የሚወሰን ሲሆን በህብረት ሥራ ማህበራት ውስጥ ግን ዴሞክራሲያ አስራር ይሰፍናል። ማንም አባል የፈልግውን ያክል ገንዘባዎች ቢአውታም አንድ አባል አንድብ የሚሎ መህር መሰረት ሁሉም በአባላት እኩል የመንስን መብጋር ናቸው።

ቤተ መጻሐት የእውቀት ብሶሶ እና የአሳብ ማክል ሲሆን ላንባቢዎች እና ለተማሮች የተለያዩ መጽሐፍትን መጽሔቶች እና ጋዜቶችን በማቅረብ ያምሮቸውን አድማስ ያሰፋሉ ። የጥናት እና የምርምድር ስራዎችን ለማከናውን ምቹ እና ጸት ያለ ቦታ በመሆን ትልዱን በእውቀት እንዲታነጽ ይረዳል።

የአይሲቲ ትምህርት መንግስታዊ ተቋማት በንግ ድርጅቶች እና በግል ሕይወት ውስጥ የዲጅታል ለውጥ ሂደትን የሚያፋጥን እና የሚደግፍ ወሳኝ የጥናት መስክ ነው። ተማሪዎች ይህን የትምህርት ዘርፍ ሲያጠኑ ድርጅቶች አሮጊያ ያስራ ዘዴዎች ትተው ከፍተኛ ብቃት ያላቸውን የውህብ መሰረት ያደረጉ እና ራሰር የሆኑ ስርዓቶች እንዴት መተግበር እንደሚችሉ ይማራሉ።

በመጀምሪያ ደረጃ ትምህርት የእፃናት ስለጤና ማያነኗር ዘይቤ የአካንንሲ እና የአከባቢ ጥበቃ ተቀኔታ መማር ይጀምሯል። የአካባቢ ንፅእና መጠበቅ የደን እና የውሃ ሀብትን መንከባክብ እንድም የጤና ልምዶችን የልጅነት ጀምሮ ማዳበር ምን ያህንድ አስፈላጊ እንደሆነም ይገንዘባል።

በዘመናዊ ቴክኖሎጂ በመታገዝ ትዛዝ መቀቢያ ሲስተሞች የኦንላይን ትዛዝ መስጫ መተግበሪያዎች እና የተለያየ ክፍያ መፈጽሚያዎችን ይጠቀማሉ ይህም አገልግሎት አሰጣጡን ፈጣን እና ቀልጠፋ የሚያደርግ ከመሆኑም በላይ ለደድንበኞቹ የዘመናዊ ልምድን ያጎናፀፋቸዋል።

የህጻናት ትምህርት ቤት ልጆች ለመጀመሪያ ጊዜ የተለያዩ ባህሎችን ማስተዳደግ ካላቸው ኩዮዎቻቸው ጋር የሚገናኙበት ንድል ይፈጥራል። ይህ ልዩነትም የመቀበር እና የመተሳሰብ መንፈስን ያዳብራል። አስተማሪዎች በአለም ዙሪያሉ በዓላትን እና ወጎችን በማስታወ የፃናትን ሰፊ ግንዛብ ያሰፋል።